ይህ በምስሉ ላይ የምንረዳው ደግሞ ትልቅ የተኝቶ ታካሚዎች ክፍል ነው። ብዙ ያዘኑ ሰዎች ይታያሉ።

ይህ በምስሉ ላይ የምናየው ደግሞ ከሀገራችን የቱሪዝም መዳረሻ ቦታዎች ከሆኑት አንዱ የኦርቶዶክስ ተዋሕዶ ቤተክርስቲያን ስፍራ ነው። በምስሉ ላይ እንደምንረዳው በጣም ጥንታዊ የገዳማት ቦታ የሚያሳይ ምስል ነው።

ይህ በምስሉ ላይ የምናየው ደግሞ የኢትዮጵያ ልጃገረዶች የሀገራችን የአሸንዳ በዓል እየከበሩ የሚያሳይ ምስል ነው። ከምስሉ እንደሚረዳው በሚያከብሩት የአሸንዳ በአል እጅግ በጣም ደስተኛ እና ተስፈኞች ናቸው።

ይህ በምስሉ ላይ የምናየው የኢትዮጵያ መልከአምድር ደግሞ የገጠሩ አካባቢ የሚኖሩባቸው ጎጆ ቤቶች ሲሆን፤ ዙሪያቸውን በአትክልት የተከበቡ ናቸው።

በምስሉ ላይ የምንረዳው ደግሞ የአሳ ምስል የተቀረጸ ቅርጽ ሲሆን ከአሳው ምስል ላይ አንደምንረዳው ሀንተኛ አሳ ይመስላል።

ይህ በምስሉ ላይ የምናየው ደሞ በሃገራችን የሃይማኖታዊ ስነስርዓት ሲሆን ፤ የኦርቶዶክስ ተዋሕዶ ሀይማኖት ስነስርዓት የሚያሳይ ምስል ነው። ህዝቦቹ በፈጣሪያቸው ተስፋ እና ደስታን እንዳገኙ የሚያሳይ ምስል ነው።

ይህ በምስሉ ላይ የምናየው ደግሞ እንደገንፎ አይነት ምግብ ሲሆን በጣም ጣፋጭና ደስ የሚል የምግብ አይነት በሀገርራችን የተለመደ የምድብ አይነት ነው። በምስሉ ላይ የምንረዳው ምግብ።

ይህ በፊታችን የምናየው ምስል ደግሞ ከሙዚቃ መሳሪያዎች አንዱ ሲሆን ከምስሉ እንደምንረዳው የሳክስፎን ምስል ነው። በወርቃማ ቀለም የተሰራ ዘመናዊ የሳክስፎን ምስል ነው።

ይህ በምስሉ ላይ የምናየው ደግሞ እጅግ ደስ የሚል ሐይቅ እና በዙሪያው ትልቅ የተሰራ ህንጻና አረንጓዴ ስፍራዎችን ነው። ከምስሉ እንደምንረዳው ሰላማዊ እና ደስ የሚል ስፍራ ነው።

ይህ በምስሉ ላይ የምንመለከተው ደግሞ በሀገራችን በቅርብ ሰአት እጅግ ዝነኛ እና ውጤታማ የሆነ የሀገራችን የረጅም ርቀት ሯጭ ሲሆን ስሙ ታምራት ቶላ ይባላል። በቅርቡ የማራቶን ሩጫ በማሸነፍ ለኢትዮጵያ ወርቅ ያስገኘው እና ተስፈኛው የኢትዮጵያ ልጅ ምስል ነው።

ይህ ከፊታቸው የምናየው ምስል ደሞ በሃገራችን የተለመዱ እና እጅግ ጣፋጭ ከሆኑ ባህላዊ መጠጦች አንዱ የጠላ ምስል ነው ። በስእሉ ላይ እንደምናየው በባህላዊ መሸታ ቤቶች ጠላ እይተቀዳ የሚያሳይ ምስል ነው።

ይህ በምስሉ ላይ የምናየው ደግሞ የሀበሻ ዳቦ ነው። ከጎኑ የኮባ አለ። ከዳቦው ላይ ደግሞ ትልቅ መቁረጫ ቢላዋ አለ። ምስሉ ላይ የምናየው ይሄ ነው።

ይህ በምስሉ ላይ የሚታየው ደሞ ባህርዳር እጅግ ታዋቂ የሆነው ድልድይ ነው ከምስሉ ላይ እንደምንረዳው የተነሳበት ሁነታ ጸሃያማ እና ነፋሻማ የሆነ ቦታ ነው።

ይህ በምስሉ ላይ የምናየው በሀገራችን ያለ የተፈጥሮ አካባቢ ሲሆን ደስ በሚል መልኩ የተሰራ የእርከን ስራ ነው። ከምስሉ እንደምንረዳው ስራ የተሰደዱ እርከኖችን ያለያለን።

ይህ ከምስሉ ላይ የምረዳዉ ደግሞ የሀገራችን ብርቅየ እንስሳ የሆኑት የዋልያዎቹን ምስል ከምስል መረዳት እንችላለን። የምስሉ የተነሳበት ቦታ ደስ የሚል ሞቃታማ የአየር ሰዓት ያለዉ ነዉ።

ይህ በምስሉ ላይ የምናያቸው የአትክልት እና ፍራፍሬዎች ደግሞ ፖም በመባል ይታወቃሉ። ከምስሉ እንደምንረዳው ጣፋጭ የበሰሉ እና ለገበያ የደረሱ የፖም ምስሎች ናቸው ማለት ነው በምስሉ የምናየው::

ይህ በምስሉ ላይ የምናየው ደግሞ የኢትዮጵያ መሶቦች ለእንጀራ ማስቀመጫ የሚያገለግሉ መሰቦች ለገበያ መስመር ዳር ቀርበው የሚያሳይ ምስል ነው። ከምስሉ እንደምንረዳው እጂግ ያማረ፣ የተዋቡ፣ ደስ የሚሉ መሶቦች ናቸው።

እነዚህ በምስሉ ላይ የምናያቸው ሴቶች እና ወንዶች ደሞ በሃገራችን ባህላዊ ጭፈራ በመድረክ ላይ ወጥተው እየጨፈሩ ናቸው ፤ እንደምናያቸው ሰዎቹ እጅግ በጣም ደስተኛ እና በፈገግታ የተሞላ ሁኔታ ላይ ናቸው።

ይህ በምስሉ ላይ የምናየው ደግሞ አንድን ህጻን በርከት ያሉ ነርሶች እና ዶክተሮች እናት ከነልጇ ለማዳን እየጣሩ የሚያሳይ ምስል ሲሆን በሽታቸው ትንሽ የጭንቀትና የመናገር ምልክት አለ።

ይህ በምስሉ ላይ የምንረዳው ደግሞ የባህር ዳር ዙሪያ ከላይ ቦታ የተነሳ ደስ የሚል የአየር ሁኔታ ያለው ተስፋኛ ምስል ነው ።

ይህ በምስሉ ላይ የምናየው አርማ ደሞ የኢትዮጵያ የጤና መድህን ኤጀንሲ አርማ ነው ፤ ብዙ ሰዎች እንደምንመለከታቸው በኢትዮጵያ ካርታ ስር ተካተው፣ ከላይ በዣንጥላ ስር ተከበው የሚያሳይ ምስል ነው።

ይህ በምስሉ ላይ የምንረዳው ደግሞ አንድ የሀገራችን ወጣት ልጅ ከምሽት ቤት ጠጅ እየቀዳ በብርሌ እየቀዳ የሚያሳይ ነው በዙሪያው ያሉ ሰዎች በጣም ደስተኛ እና እጅግ የሚዝናኑ ናቸው ።

በምስሉ ላይ የምንረዳው ደግሞ በኢትዮጵያ ከሚገኙ ያማሩና የተዋቡ ሆቴሎች አንዱ ሲሆን ፤ በማታ ሰአት በጣም ደስ የሚልና የሚያምር ድባብ ያለው ሆቴል ነው።

እነዚህ በምስሉ ላይ የምንረዳቸው የዱር እነሥሣቶች ደግሞ በኢትዮጵያ ብርቅየ የሆኑ የጭላዳ ባቡን የባቡኔ ዝንጀሮ ዝርያዎች ሲሆኑ በብዛት የሚኖሩት በሰሜን ተራሮች የሚኖሩ የእንስሣ እይነቶች ናቸው።

ይህ በምስሉ ላይ የምንመለተው ደግሞ የሀገራችን ህግ አስከባሪዎች በበጎ አድራጎት ላይ እየተሳተፉ የሚያሳይ ምስል ነው። ከምስሉ ላይ እንደምንረዳው የኢትዮጵያ ተስፋና ልምላሜ የሚያሳይ ምስል ነው።

ይህ በምስሉ ላይ የምናየው አንድ ብቻውን ደስ የሚል ጫካ የተሞላበት የግጦሽ ለምለም መስክ ያለበት የተነሳ ፎቶ የተነሳ ፈረስ ነው። ከምስሉ እንደምንረዳው ያለው የአካባቢው ሁኔታ በጣም ደስ ይላል።

ይህ ከፊታችን የምናየው ምስል ደሞ የመስመር መንገድ ዝርጋታ ነው። ሰማዩ ጥርት ያለ እና ደስ የሚል ቦታ ነው።

ይህ በምስሉ ላይ የምናየው ደግሞ በሃገራችን እጅግ ታዋቂና ዝነኛ ሙዚቀኛ ፣ ፕሮዲውሰር እና አቀናባሪ የ አበጋዝ ክብረወርቅ ምስል ነው። ከምስሉ እንደምንረሳው ደስተኛና ተስፈኛ ሰው ነው።

ይህ በምስሉ ላይ የምንመለከተው ደሞ ብዙ ወጣት ስደተኞች ልብሳቸውን ሳይለብሱ፣ በጣም ተጨንቀው፣ ተስፋ በመቁረጥ ስሜት ያሉበት ሁኔታ የሚያሳይ ምስል ነው።

ይቺ በምስሉ ላይ የምናየው ሴት ደግሞ የሀገራችን ባህላዊ ልብስ ጥበብ እጅግ ባማረ መልኩ የለበሰች ፣በእጇ ላይ ብር አምባር ያድረገች፣ በአንገቷ ላይ ብዙ ማተብ ያላትና በጣም ደስተኛና ፈገግተኛ ሴት ልጅ ምስል ነው።

ይህ በምስሉ ላይ የምናየው ደግሞ በባህር ዳር የሚገኘውን የአሚኮ የዜና ስርጭት ሲሆን የጥምቀትን በአል የሚያከብር የዜና ስርጭት ነው።

በምስሉ ላይ የምታዩት በጣም ደስ የሚል ፣ እጅግ ያማረ ፣ በአበቦች የተከበበ ፣ የፎቶ መነሻ ቦታ ነው።

ይህ በምስሉ ላይ የምናየው የሀገራችንን ታሪካዊ ቦታ የሚያሳይ ምስል ሲሆን ቦታው የ ኢ. ኤ .ኅ ባልስ የሚል ፅሁፍ ያለበት የሚያሳይ ታሪካዊ ምስል ነው ።

ይህ በምስሉ ላይ የምናየው ደግሞ የእጽዋት ዝርያ ሲሆን ፤ ነፋሻማና ደስ የሚል ምስል ነው ።

እነዚህ በምስሉ ላይ የምናያቸው ወጣቶች ደግሞ የኢትዮጵያን ባህላዊ ልብስ ጥበብን በመልበስ አጊጠው በፊታቸው ደስተኝነት ፈገግታ የሚታይ ምስል ነው ከፊታችን የምናየው።

ይህ በምስሉ ላይ የምንረዳው ደሞ የባንክ አርማ ሲሆን የባንኩም ስም አዋሽ ባንክ ይባላል። በምስሉ ላይ እንደምንረዳው ደመቅ ያለ እና በሰማያዊ ቀለም የተጻፈ የአዋሽ ባንክ አርማ ነው።

ይህ በፊታችን የምናየው ምስል ደግሞ የአርማ ምስል ደግሞ የአርቲፊሻል ኢንቴሊጀንስ አርማ ነው። የአርማው ምልክት የኤ፣ አይ እና የሰው ጭንቅላት ያለው ነው።

ይህ በምስሉ ላይ የምንመለከተው የኢትዮጵያ አየር መንገድ ጣቢያ ሲሆን፤ ሰራተኞቹ በሚሰሩት ስራ ታታሪና ትጉህ፣ ደስተኛ መሆናቸውን የሚያሳይ ምስል ነው።

ይህ በምስሉ ላይ የምናየዉ የምግብ አይነት ደግሞ በአገራችን የተለመደ እና ጣፋጭ የምግብ አይነት ሲሆን ከባቄላ የሚሰራ የሚጣጥፍት የቦቀለት ምግብ ምስል ከምስሉ ላይ እንረዳለን።

ይህ በምስሉ ላይ የምናየው ቦታ ደግሞ እጂግ በጣም ደስ የሚል እና ያማረ ጎጆ ቤቶች ያሉበት ከዙሪያው ገደላማና በዛፍ የተሞላ የመዝናኛ ቦታ ደስ የሚልና ልብን የሚያድስ ቦታ ነው።

ይህ በምስሉ ላይ የምናየው ደሞ ብዛት ያላቸው ሴኖ ትራኮች ከፋብሪካ ላይ የፋብሪካ ምርት ጭነው እየሄዱ የሚያሳይ ምስል ነው ከምስሉ ላይ እንደምንረዳው። ደስ የሚል የፋብሪካ አከባቢ ነው።

ይህ በምስሉ ላይ የምንረዳው የኮንቦልቻ ኢንዱስትሪያል ፓርክ የተፈጥሮ የሰው ሰራሽ ሃይቅ ነው። ከምስሉ እንደምንረዳው ውብና ያማረ ሰው ሰራሽ ሃይቅ በኮንቦልቻ ኢንዱስትሪያል ፓርክ የሚገኝ ነው።

ይህ በምስሉ ላይ የምንረዳው ደግሞ ከሀገራችን ከግብርና ምርቶች መካከል የሆነው አንዱ የበቆሎ ምርትን የሚያሳይ ምስል ነው። ምስሉ የተነሳበት ሁኔታ በጣም ደስ የሚልና ጥርት ያለ የካሜራ እይታ ያለው ሁኔታ ነው።

ይህ በምስሉ ላይ የምናየው ሰው ደግሞ አቶ ደመላሽ ገብረሚካኤል በመባል የሚታወቅ የኢትዮጵያ የፖሊስ ኮሚሽነር ኮማንደር ነው:: ከምስሉ ላይ እንደምንረዳው የኢትዮጵያ ተስፈኛ የፖሊስ ኮሚሽነር ኮማንደር ነው::

ይህ በምስሉ ላይ የምንረዳው ደግሞ የኢትዮያ ባህላዊ የአረቂ አወጣጥ ስነ ስርዓት የሚያሳይ ነው ከምስሉ ላይ እንደምንረዳው እንስራ እና የተለያዩ የአረቂ ማዉጫ ምስሎች የሚያሳይ ነው።

ይህ በምስሉ ላይ የምንረዳው ደግሞ የሀገራችን የፖለቲካ ሁኔታ የሚያሳይ ምስል ነው። የፖለቲከኞች ስብሰባ ሲሆን ከምስሉ ላይ እንደምናየው ጥርት ያለ እና ደስ የሚል ቦታ የሚያሳይ ምስል ነው።

ይህ በምስሉ ላይ ይምናየው ደግሞ ታሪካዊ እና ታሪካዊ የኢትዮጵያ መልክዓ-ምድር ሲሆን እጅግ ያማረ ዉብ የሆነ በተፈጥሮ አረንጓዴ ቦታዎች የተከበበ የኢትዮጵያ ታሪካዊ ቦታ ነው።

ይህ በምስሉ ላይ የምናየው ደግሞ የኢትዮጵያ ደስ የሚል መልክዓ ምድር የሚያሳይ ቦታ ሲሆን ከምስሉ እንደምንረዳው በጣም ደስ የሚል የተራራቁ ቤት ያላቸው ቦታወችን በዛፍ የተከበበ ቦታ የሚያሳይ ምስል ነው።

ይህ በምስሉ ላይ የምናየው ደግሞ እጂግ በሚያምሩ እና ደስ በሚሉ አበቦች የተከበበ ወንበር ያለው እና ከጀርባው መጋረጃ ያለው ለፎቶ መነሻ የሚያገለግል ያጌጠ ቦታ ነው።

ይህ በምስሉ ላይ የምንረዳው ደግሞ የተፈጥሮ አካባቢን የሚገልጽ ምስል ሲሆን ደስ የሚል ጥርት ያለ መንገድ በዙሪያው በአረንጓዴ አትክልቶች እናቶች የተከበረ የመንገድ ምስል ነው የምናየው።

ይህ በምስሉ ላይ የምንረዳው ደግሞ ደስ ከሚል ቦታ የተነሳ የአንድ ሀገራችን የዱር እንሰሳ ምስል ነው። የዱር እንሰሳው ከምስሉ እንደምንረዳው ክስተር ያለ ይመስላል። ግን በዙሪያው ያለው አካባቢ በጣም ደስ የሚል ነው።

ይህ በምስሉ ላይ የምንመልከተው ደግሞ በሀይቆች አካባቢ የሚገኝ ጉማሬ በመባል የሚታዎቅ እንሰሳ ነው። ከምስሉ እንደምንረዳው የብቸኝነት አይነት ስሜት ያለው ጉማሬ ነው።

ይህ በምስሉ ላይ የምናየው ደግሞ የመጽሃፍ ሺፋን ሲሆን የመጽሐፉ ርዕስ ቤባንያ ይባላል። እውነት ሀሰት ወይም የሚል ነው። ከምስሉ እንደምንረዳው አንድ ተስፋ የቁረጠ ወጣት ልጅ የሚያሳይ ነው።

ይህ በምስሉ ላይ የምናየው ደግሞ የ በኢትዮጵያ አዲስ ከተገነቡ የመሰረት ልማቶች መካከል ሲሆን እንደምናየው ዉብ እና እጅግ ያማረ የመኖሪያ ቤት ነው ከምስሉ እንደምናየው ነዋሪዎቹ በቤታቸው በማህበረሰባቸው ደስተኛነትን የሚያሳይ ምስል ነው

ይህ በምስሉ ላይ የምንመለከተው ደግሞ የዜና መግለጫ ደግሞ የ1442ኛው የኢድ አል አደሃ አረፋ በአል የሚከበርበት በአል መግለጫ ነው። እኒህ ታዋቂ አባቶች ቃለ መጠይቅ እየተደረገላቸው የሚያሳይ ምስል ነው።

ይህ በምስሉ ላይ የምንረዳው ደግሞ በጣም ደስ የሚል እላዪ ላይ የኮከብ ቅርጽ ያለው ሀውልት የሚያሳይ ሲሆን በዙሪያው ያሉ የአካባቢ ሰዎች ደግሞ በሀውልቱ በኩል ደስተኛ እና ተስፈኛ ይመስላሉ።

ይህ በምስሉ ላይ የምንረዳው ደግሞ በማታ ሰእት የተነሳ ሲሆን እጅግ የሚያምር በከተማ የሚገኝ ውብ የሆነ የመንገድ ዝርጋታ ነው።

ይህ በምስሉ ላይ የምናየው ደግሞ በሀገራችን ዝነኛና እንቁ ዘፋኝ የንዋየ ደበበ ምስል ነው ከምስሉ እንደምንረዳው ንዋይ እጅግ በጣም ደስተኛና ፊቱ በፈገግታ የተሞላበት የሚያሳይ ምስል ነው።

ይህ በምስሉ ላይ የምናዬው ደሞ እጅግ ያማረ ቅንጡና የተዋበ ሆቴል ነው። ከምስሉ እንደምንረዳው ዘመናዊ ደማቅ ሆቴል ነው። ደስ የሚሉ ጠረጴዛዎች ወንበሮች ያሉበት ቦታ ነው።

ይህ በምስሉ ላይ የምንረዳው ደግሞ የሀገራችን የገጠሩ ማህበረሰብ ሰዎች ከከተማ በመጡ ባለሙያዎች ስልጠና እየተሰጣቸው የሚያሳይ ምስል ሲሆን ሰዎቹም ደስተኛና ተስፈኛ ይመስላሉ።

ይህ በምስሉ ላይ የምናየው ደግሞ ጥርት ባለ ሰማይ ስር የተነሳ የአባይ ወንዝ የሚያሳይ ምስል ነው። በዙሪያው እጅግ ደስ የሚል በአረንጓዴ የተከበበ ስፍራን ያሳያል።

ይህ በምስሉ ላይ የምንረዳው ደግሞ የአሚኮ የዜና ስርጭት ሲሆን ከምስሉ ላይ እንደምንረዳው አርእስቱ በጎ ፈቃድ አገልግሎት ነው። ከምስሉ እንደምንረዳው የተለያዩ ሰዎች የበጎ ፈቃድ አገልግሎት በደስተኝነት እያካሄዱ ይገኛል።

ይህ በምስሉ ላይ የምንመለከተው የቱሪዝም ቦታ በተለምዶ የእግዜር ድልድይ በመባል ነው የሚታወቀው እና በጎብኚዎች የሚዘዋትረው ምስል ነው ምናየው።